የቤት እቃ የምንላቸው የተለያዩ ለእኛ ለስራ የምንጠቀምባቸው ብረትድስት ማንኪያ የተለያዩ እስቶቭ የተለያዩ ነገሮች የቤት እቃዎች በመባል ይታወቃሉ ።

መጠጦች ማለት የተለያዩ ናቸው ፤ ለምሳሌ አልኮልም ሊሆን ይችላል። የተለያዩ መጣጥፎች መጣጥፎች ማለት ሰውነታችን የሚያስፈልግ ፈሳሽ ነገር የምንወስድበት መደገፊያ ወይንም ፈሳሽ ነገሮችን የሚተኩ ነገሮች ማለት ናቸው።

ስደት ማለት በጣም አስከፊና አስቸጋሪ በበረሃ የሚደረግ ጉዞ ማለት ነው። ስደት ማለት አንድ ሰው ህይወቱን ለማሸነፍ ከሀገር በማውጣት የሚያደርገው ጥረት ማለት ነው። ስደት ማለት በጣም አስከፊና በጣም አደገኛ ነገር ነው።

መጽሐፍ፥ መጽሄት እና ጋዜጣዎች ማለት ስለ አንድ ነገር መረጃ የሚሰጡን ከሚዲያ ቀጥሎ መረጃ የሚሰጡን የወረቀት መረጃዎች ወይም ግንዛቤ መስጫ ካርዶች ማለት ናቸው።

ማሸኖች። ማሽኖች ማለት መስሪያዎች፣ የሰው ልጅ ኑሮውን ለማቅለል የሚጠቀምባቸው ዘዴዎች ናቸው ።ማሸኖች ማለት የሰው ልጅን ለማገዝ ወይም ለመርዳት የተሰሩ የኤሌክትሪክ ነገር...

መጓጓዣ እና አሽከርካሪ ማለት፦ መጓጓዣ ማለት ለመንቀሳቀሻ ወይም ለመሄድ የምንጠቀምበት መንቀሳቀሻ ነገር ነው። ተሽከርካሪ ማለት ደግሞ መኪና ሊሆን ይችላል። ለመንቀሳቀስ የምንጠቀምበት ነገር ነው።

መጓጓዣ ማለት አንድ ሰው አካባቢ ወደ አካባቢ የሚጠቀምበት ከግር የተሻለ ለእንቅስቃሴ የሚመከር ቴክኖሎጂያዊ ዘዴ ማለት ነው። ማጓጓዣ ማለት መንቀሳቀሻ ማለት ነው

ሙዚቃ ማለት አንድ ሰው ሐሳቡን ፣ጭንቀቱን ለመግለጽ የሚያደርገው ወይንም የሚያዳምጠው እራስንን ለማረጋጋት የሚያዳምጠው ቅላፄ ወይንም ራስን ለማረጋጋት የሚያዳምጠው ድምጽ ማለት ነው።

ማስታወቂያ ማለት ለአንድ ነገር ግንዛቤ መስጫ ወይም ማሳወቂያ ማለት ነው። በቃ ማስታወቂያ ማለት በአጠቃላይ ግንዛቤ ለመስጠት የሚደረግ በጽሑፍም ሆነ በድምፅ የሚደረግ ማሳያ ማጣቀሻ ማለት ነው።

ፋሽን ማለት አሁን ላይ ወይም ዛሬ ላይ የመጣ አዲስ ነገር ማለት ነዉ። ፋሽን ማለት ልብስ ለምሳሌ ልብስ ፋሽን በልብስ ሊጠቀስ ይችላል። ፋሽን ማለት አዲስ ነገር ማለት ነዉ።